ወንድማችን የእጁን ውድቀት ወይም ደግሞ የእጅ መሰበር አደጋ አጋጥሞት በባህል ወጌሻ አማካኝነት እርዳታ እየተደረገለት ይገኛል። የማሸት ወይም ደግሞ የተጎዳው አካል የማገገም እየታከመ ነው ያለው።

ማንዲንጎ አፈርወርቅ ታላቁ ታዋቂዉ እና አሁን በህይወት ያጣነዉን አርቲስታችን ዘፋኝ ነዉ። ኢትዮጵያ ካሏት ወይም ደግሞ ከነበሯት ምርጥ ዘፋኞች መካከል አንዱ ነዉ። ማዲንጎ አፈወርቅ! "አቅሜን አዉቀዉ አይይ"(በዜማ)

በምስሉ ላይ የምንመለከተው የጽሁፍ ጥበብ መመሪያ መጽሄት ነው ። ያው በውስጡ የጽሁፍ ጥበብን የምንማርባቸውን መመሪያዎችን የያዘ መጽሐፍ